ባንዲራን ወይም መለያን የምንመለከት ሲሆን ይህን ባንዲራ የኢትዮጵያን ባንዲራና የሩሲያን ባንዲራ እንመለከታለን የኢትዮጵያ ባንዲራ ቀይ ቢጫ አረንጓዴ እና ከመካከል ኮከብ ሲኖረው የሩሲያ ባንዲራ ደግሞ ቀይ ሰማያዊና ነጭ ተመሳቅ ነው በአንድ ላይ ይታያሉ።

አናፂዎችና ስራ እየሰሩ የሚታይ ሲሆን ድንጋዮችን በመከስከስ መንገዶችን ወይም አስፓልት ለመስራት ስሚንቶ ላለይ ለማድረግ ድንጋዩ እየተነጠፈ እናያለን።

በምስል ላይ አትክልትና ፍራፍሬዎች መካከል የሚመደቡትን ጎመን ቃሪያ እንዲሁም ደግሞ ሌሎች ፍራፍሬዎችን ሰው ደርድሮ በቀይ ኩንታል ላይ አድርጎ ለመሸጥ አስቀምጦ ይታያል።

ቀንጣፋ የሚበልፀዋት የምንመለከት ሲሆን ይህ እንግዲ ህ የሚያፈራ ሙልክ የአተር አም ወይም ደሞ የአተር ፍሬ ይመስላል ቅጠሉም ሙሉ በሙሉ እሾህ ነው

በአጋው ወይም በሰቆጣ አካባቢ በብዛት የተለመደ የአልባሳት አይነት ነጫጭ ቁልፎች ያሉበት ልብስ ለብሶ እንመለከታቸዋለን። እናንተውም በነጭሻሽ ራሳቸውን ጠምጥመው አስረው እንደዚሁ ወገን ታጥቀው የሚመስል ቀሚስ ለብሶ ይታያል።

ጥልፍ ማስጌጫ ሲሆን በዳንቴል የተሰራ የተለያየ ቅርፅ ያለው የተለያየ ቀለማቶችን የያዘ ከቀለማቶቹም መካከል ጥቁር ፣ነጭ እና ቀይ ቀለም የተሰራ ማስጌጫ ነው።

ከተማን የምናይ ሲሆን ሜዳማ ቦታ ነው አልፎ አልፎ በርካታ ዛፎች ይታያሉ እንደውም ደግሞ በርካታ ህንፃዎች ይታያሉ።

ባህላዊ ህክምና የሚያሳይ ሲሆን ሰውየው ተሰብሮ ይመስላል እየታሸ ወይንም እየተጠገነሻ እየጠገነዉ ማስክ አድርጎ ይታያል።

በጣም የሚያምር አረንጓዴ ጫካን ወይንም ደግሞ ዱርን ነው ምንመለከተው ከውስጥ ሳሩ በጣም አረንጓዴ ሆኖ ከመሆኑ በላይ የተነ ደግሞ ትልልቁ ዛፍ አረንጓዴነቱ በጣም እየሚያስገርም ግርምትን የሚፈጥር ነው እና በጣም ሰፊ ጫካ ሲሆን እፍን ያለ ጥቅትክ ያለ ጫካ ያለበት ቦታ ነው

ይህ አርማ የኢፌዴሪ መተላከያ ስራዊት አርማ ሲሆን ከታቺ የኢትዮጵያን በአንድራ ይዙዋልክ መካከል ላይ ደሞ ሆከ እና የተመሳከለ የጦር እና የክላሽኑ ስንና እንደሁም ክንፍ እና የተለያዩ መዋቀሮችን ይዞ መካከል ላይ ያለው ክብ በቀይ የቀለመ ነው።

ጃን ሆይን የሚምመለከት ሲሆን፤ ጃን ሆይ ከደርግ ወይንም ድሞ መንግስቱ ሀይለ ማሪያም ከመግባቱ በፊት የነበረ የኢትዮጵያ ገዥ ወይንም እስተዳዳሪ የነበረ ሰው ነው። እና ኃይለ ስላሴ ይባላል፤ ከደርግ በፊት የነበረ መንግሥት ነው።

ሁለት ሴቶች ቁመው አንዷ ደረቷ ላይ ደግፍ ብላት ስቀው ፎቶ እየተንሱ ይታያል። እና የለበሱት የባህል አልባሳትም ቀሚስ ነው። ይህ ቀሚስ ዙሪያውን እስከ ጫፍ እስከ አንገታቸው ድረስ ጥልፍ ተጠልፎ በትከሻቸውን መስቀል ቅርጽ ተጠልፎ ይታያል።

ይህ የመጽሐፍ ሽፋን ሲሆን ይህም የመጻሐፍ ሽፋን ሌላ ሰው የሚል ስም ያለ የመጽሐፍ ሽፋን ነው እና የሰው ምስል ሲኖረው የሰው ምስል ከሁለት የተከፈለ ነው በግራ በኩል በቢጫ ቀለም በቀኝ በኩል በሰማያዊ ቀለም የቀለመ የሰው ምስል ይታያል።

ዜና ወይም ደግሞ መግለጫ የሰጠ የሚያሳይ ምስል ሲሆን፤ ወታደሩ የደንብ ልብሱን እንደሁን ከላይ ኮፍያውን አድርጎ እየተናገረ የምናዩው ሲሆን፤ ከጎን ደግሞ ሱፍ የለበሰ ባለሥልጣን እንዲሁ ይታያል።

ይህ በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን የጋብቻ ስነ ሥርዓትን የሚያሳይ ምስል ሲሆን ካህኑ ወንጌል እያሳለማቸው ይታያል በተክሊል የተደረገ ጋብቻን የሚያሳይ ምስል ነው።